በምስሉ ላይ የምትመለከቱት አንዲት ህጻን ልጅ በሚያምር የ ጸጉር አሰራር ተውባ እንመለከታለን፡፡

በምስሉ ላይ የምትመለከቱት ባለ 3 እግር የየብስ መጓጓዣ ሲሆን ይህ የማጓጓዣ አይነት በአገራችን በብዛት በየት አካባቢ የሚጠቀሙት ይመስላችኋል?

በምስሉ ላይ የምትመለከቱት በሀገራችን ኢትዮጵያ በተለይም በዋና ከተማ አዲስአበባ የተለያዩ የትራንስፖርት አገልግሎቶችን የሚሰጥ የታክሲ ላዳ ነው ።

በምስሉ ላይ የምትመለከቱት በቤታችን ውስጥ ለተለያዩ ቁሳቁሶች ማስቀመጫነት የሚያገለግል ከመስታወት የተሰራ ጠረጴዛ ነው።

በምስሉ ላይ የምትመለከቱት የተለያዩ ተዋንያኖች በሀገራችን ቀደምት ባሉ ጊዜያት የነበረውን የንግስና ስርዓት እየተወኑት እናያለን ።

በምስሉ ላይ የምትመለከቱት ለ ህጻናት የንጽህና መጠበኪያ የሚሆነውን ከ ጥጥ የሚሰራ የንጽህና መጠበቂያ ሲሆን እሱን በማሸግ ላይ ይገኛሉ።

በምስሉ ላይ የምትመለከቱት በተለያዩ አካባቢዎች ለቤት መስሪያ የሚያገለግል ቆርቆሮና ብሎኬት ነው ።

በምስሉ ላይ የምትመለከቱት የሰውነትን የማሸትና የማፍታት አገልግሎት ሲሆን፤ በምስሉ ላይ ማሳጅ እየተደረገ የምታዩት ጾታው ወንድ ወይስ ሴት?

በምስሉ ላይ የምትመለከቱት በሀገራችን ኢትዮጵያ በተለያዩ አካባቢዎች የተጀመረ የመሰረተ ልማት አገልግሎት ሲሆን በምስሉ ላይም መሰረት እየጣሉ ያሳያል ።

በምስሉ ላይ የምትመለከቱት በሃገራችን ኢትዮጵያ የሚገኝ ባህላዊ የክር የሙዚቃ መሳሪያ ሲሆን፤ በተለይም አዝማሪዎች በብዛት ይጠቀሙታል። የምታዩት የባህላዊ ሙዚቃ መሳሪያ ስም ምን ይባላል?

በምስሉ የምትመለከቱት ሀገራችን ኢትዮጵያ ከምትታወቅባቸው ቅርሶች አንዱ የሆነው የላሊበላ ውቅር አቢያተ ክርስቲያን ነው ።

በምስሉ ላይ የምትመለከቱት በተለያዩ የአለም ሃገራት ወይም ደሞ አካባቢዎች ላይ ፤ እንደየ ቦታዉ በተለያየ መንገድ ተሰርቶ የምናየው ሲሆን ፤ ስሙም ድንች ይባላል።

ሃገራችን ከሌሎች ለየት የሚያደርጋት የቡና የአፈላል ዘዴዋ ሲሆን ይኸውም ቡና በምናፈላበት ጊዜ መልካም መኣዛ እንዲኖር የእጣንና ሌሎች ጭሶችን እናጨሳለን። በምስሉ ላይ የምናየውም የጭስ ማጨሻ እቃ ነው ።

በምስሉ ላይ የምትመለከቱት የበርበሬ ዛላ ሲሆን ይሄም ከተለያዩ ሂደቶች በኃላ በሀገራችን ታዋቂ የሆኑ የሚያቃጥሉ ምግቦችን ለመስራት ያገለግላል ።

በምስሉ ላይ የምትመለከቱት ዝንጀሮ የዱር እንሰሳ ነው። እንዲሁም ደሞ በዝርያው የተለየ የሆነ የዝንጀሮ አይነት ነው።

በምስሉ ላይ የምትመለከቱት ያልደረሰ አረንጓዴ ተክል ወይም ደግሞ የጥራጥሬ አይነት ሲሆን በምስሉ ላይ የምትመለከቱት ስንዴ ይመስላችኋል ወይስ ገብስ ?

በምስሉ ላይ የምትመለከት በሃገራችን በተለይ ከቅርብ ጊዜ ወዲህ የተለያዩ ፍራፍሬዎችን ለፊት መዋቢያነት እንጠቀማለን ፤ በምስሉ ላይም የተጠቀመችዉ የፍራፍሬ አይነት አቮካዶ ሲሆን ፤ ለተለያዩ አገልግሎቶች ይውላል።

በምስሉ ላይ የሞትመለከቱት ሀገራችን ኢትዮፕያ የአርቶዳክስ ደጀፋ ላይ ቁመው ያመልከታል::

በምስሉ ላይ የምትመለከቱት በተለያዩ አካባቢዎች እና ቦታዎች ላይ የሚመገቡት ሲሆን የምግብ አይነት አሳ ይባላል። ይህ የምግብ አይነት በየትኛው አካባቢ እና በብዛት የሚገኝ ይመስላችኋል?

በምስሉ ላይ የምትመለከቱት በሃገራችን ኢትዮጵያ በተለያዩ አካባቢዎች ከባህል ልብስ ጋር አንድ ላይ ሴቶች ጸጉራቸውን የሚሰሩት የአሰራር አይነት ሲሆን ፤ ስሙም አልባሶ ይባላል።

በምስሉ ላይ የምትመለከቱት በሀገራችን በሰሜን አካባቢ በተለይም በትግራይ በብዛት የሚመገቡት የባህላዊ ምግብ ሲሆን ስሙ ምን ይመስላችኋል ?

በምስሉ ላይ የምትመለከቱት ከሀገራችን እንቁ ከሆኑ ተዋናያን መካከል አንዱ የሆነዉን ታሪኩ ብርሃኑ(ባባ) ሲሆን በቅርብ ጊዜም በሞት አጥተነዋል። ስራዉም ዘላለም ሲዘከር ይኖራል።

ይህ በምስሉ ላይ የምንመለከተው የተለያዩ የባህል ዝግጅቶች ላይ አቅራቢዎች የጎጃም ውዝዋዜን ሲጫወቱ ያሳያል።

በምስሉ ላይ የምትመለከቱት በሀገራችን ኢትዮጵያ እንጀራ በተጋገረ ሰአት በጣም የተለመደ የሆነዉ ወይም ደሞ እንደ ቡና ቁርስ ሊቀርብ የሚችለው ፤ የእንጀራ በሚጥሚጣ ምግብ ነው።

በሃገራችን በጣም ታዋቂ እና ባህላዊ ምግብ የሆነው የዶሮ ወጥን ለመስራት የሆነች እናት ዶሮ ስትገነጣጥል ያመለክታል።

በምስሉ ላይ የምትመለከቱት በሀገራችን ኢትዮጵያ ዳር ድንበር አስከባሪ የሆኑት የፌደራል ወታደሮች ምክር እና ስልጠና ሲደረግ እንመለከታለን።

በምስሉ ላይ የምትመለከቱት አንዲት እናት ዘመናዊ የሆነ የሙዚቃ መሳሪያ እየተጫወተች እንመለከታለን ፤ የምትጫወተው የሙዚቃ መሳሪያ ስም ምን ይባላል?

በምስሉ ላይ የምትመለከቱት በተለያዩ አካባቢዎች ላይ ታዋቂ የሆነው የዱር እንሰሳ ሲሆን ስሙም አጋዘን ይባላል። በቀንድ አቀማመጡም ከሌሎች የተለየ ያደርገዋል።

በምስሉ ላይ የምትመለከቱት በሃገራችን ታዋቂ የሆነ በተለይም ቀደምት በሆኑ ጊዜያት ውስጥ ታዋቂ የሆነ የአልኮል መጠጥ ወይም ቢራ ነው። ስሙም ዘቢደር ይባላል።

በምስሉ ላይ የምትመለከቱት ሃገራችን ኢትዮጲያ በጣም ታዋቂ የሆነችበት የእርሻ አገልግሎት ሲሆን በምስሉ ላይም አንድ ሰው አዘርቶችን እየዘራ ያሳያል።

በምስሉ ላይ የምትመለከቱት ከባድ የሆነ የመኪና አደጋ ምስል ሲሆን በቀኝ በኩል የምትመለከቱት የመኪናው አይነት ምን አይነት ይመስላችኃል?

በምስሉ ላይ የምንመለከተው በጣም ታዋቂ ከሆነው እና ለተለያዩ ምግብነት ከሚውል ፍራፍሬ ውስጥ አንዱ የሆነው አቮካዶ ነው።

በምስሉ ላይ የምትመለከቱት የተለያዩ እንስሳቶች እና ቁጥሮችን የያዘ የህፃናት ማስተማሪያ ሲሆን በቁጥር 9 ላይ የምትመለከቱት የእንስሳት አይነት ምን ይመስላችኋል?

በምስሉ ላይ የምንመለከተው ሰዎች የገና ጭዋታን ሲጫወቱ እናያለን። የገና ጭዋታ በብዛት በገና በዓላት አከባቢ የሚጫወቱት ጭዋታ ሲሆን የሚጫወቱበት መሣሪያ ስም ምን ይባላል?

በምስሉ ላይ የምትመለከቱት የኢትዮጵያ አንድ ቤተሰብ ባል ሚስት ከነልጆቻቸው የኢትዮጵያ ባንድራ ቀይ ቢጫ አረንጓዴ ለብሰው ያሳያል።

በምስሉ ላይ የምትመለከቷት በሃገራችን ኢትዮጵያ በጣም አንጋፋ እና እንቆ ከሆነ የሴት አቀንቃኝ ውስጥ አንዷ ስትሆን ስሟም ፍቅረ-አዲስ ነቅዓ-ጥበብ ይባላል።

በምስሉ ላይ የምትመለከቱት የእስልምና ተከታይ በሀገራችን በኢትዮጵያ እስልምና ተከታይ የሆኑ ወንድሞቻችንና እህቶቻችን በመስጊድ ውስጥ ሆነው እንመለከታለን ።

በምስሉ ላይ የምትመለከቱት ማር ለማገኘት ስንል ከንባ ቀፎ ላይ የምንቆርጠው የማር እንጀራ ነው። ወይም ሰም

በምስሉ ላይ የምንመለከታቸው ሰዎችን ዘመናዊ መሳሪያን በመጠቀም ያጨዱትን ሰብል ሲወቁ እና ሲሰበስቡ ያሳያል።

በምስሉ ላይ የምትመለከቱት የተለያዩ የቤት እቃዎችን ተንቀሳቃሽ የሆኑ የቢሮ እቃዎችን እንዲሁም ደሞ ለተለያዩ የጭነት አገልግሎት ለመጓጓዣ የሚል መኪና ነው።

በምስሉ ላይ የምትመለከቱት በአገራችን ኢትዮጵያ የስፖርት ታሪክ ውስጥ የብሔራዊ ቡድን አሰልጣኝ የነበሩ ሰው ሲሆኑ ስማቸው ማን ይባላል?

በምስሉ ላይ የምትመለከቱት በአለም አቀፍ ደረጃ ለምግብነት የሚውለው በጣፋጭነቱ የሚታወቀው እንዱሁም ከንብ የምናገኘው ማር ነው።

በምስሉ ላይ የምትመለከቱት የተለያዩ የሰውነት ክፍሎችን በእንግሊዝኛ ለህጻናት የሚያስተምሩበት መንገድ ሲሆን በምስሉ ላይ የተጠቀሱት ስሞች በአማርኛ ትርጉማቸው ምን ይመስላችኋል?

በምስሉ ላይ የምትመለከቱት በተለያዩ አካባቢዎች የሚገኝ የቤት ቁሳቁስ ሲሆን ይህም አገልግሎቱ ትኩስ ነገሮችን ሳይቀዘቅዙ ለረጅም ጊዜ ለማቆየት ነው።

በምስሉ ላይ የምትመለከቱት ባህላዊ የኢትዮጵያ መገልገያ ቁሳቁስ ሲሆን የሚሠራው ከሰበዝ ነው። በምስሉ የምትመለከቱት ባህላዊ ቁሳቁስ ለምን አገልግሎት የሚል ይመስላቸዋል?

ከቅርብ ጊዜ ወዲህ እየተለመደ የመጣው አዝዕርት ወይም ጥራጥሬ አይነቶችን ለፊት መዋቢያነት እንጠቀማለን። ከእነዚህም አንዱ ሩዝ ለፊት መዋቢያነት እንጠቀምበታለን

በምስሉ ላይ የምትመለከቱት በአገራችን ኢትዮጵያ የተለያዩ አቅም ደካሞችን እና አዛውንቶችን የሚረዳው የመቄዶንያ እየበጎ አድራጎት ማህበር ያቋቋመው ቢኒያም በለጠ ነው።

በምስሉ ላይ የምትመለከቱት አንዲት ወጣት የጎጃም ባህላዊ አለባበስን ከነ ሹሩባ ወይም ደግሞ አልባሱ ተሠርታ እንመለከታለን።

በምስሉ ላይ የምትመለከቱት በሀገራችን በተለይም በደቡብ አካባቢ የተለያዩ የፍራፍሬዝርያ መካከል አንዱ የሆነው የሙዝ ግብርና ነው።

በምስሉ ላይ የምትመለከቱ ከተለያዩ አካባቢዎች ከተሰበሰቡ በኋላ በዚህ በምታዩት የጨው ወፍጮ ከተፈጨ በኋላ በአዮድን በልጽጎ ታሽጎ በተለያዩ አካባቢዎች ላይ ይሸጣል።

በምስሉ ላይ የምትመለከቱት ጠቅላይ እና የኢትዮጵያ የቀድሞው ሚኒስተር የነበሩት መለስ ዜናዊ ሲሆኑ ከ1995 ጀምሮ እስከ ህልፈተ-ህይወታቸው 2012 ድረስ ይችን ሀገር በጠቅላይ ሚኒስተርነት አገልግለዋል።

በምስሉ ላይ የምትመለከቱት የኢትዮጽያ የቀድሞ ጠቅላይ ሚኒስቴር ሀይለማርያም ደሳለኝ ቦርሼ ሲሆኑ በሀገራችንም ለ6 አመታት ጠቅላይ ሚኒስቴር ስልጣን ላይ ሁነው አገልግለዋል።

በምስሉ ላይ የምትመለከቱት የተለያዩ ሀገራት ለመጓጓዣነት እንድሁም ደግሞ እራሱን ችሎ የራሱ ስፖርት ያለው ሲሆን የሳይክል መጓጓዣ ነው።

በምስሉ ላይ የምትመለከቱት በሀገራችን ወይም በተለያዩ የአለም ሀገራት ላይ በተለያየ መልኩ ለምግብነት የሚውል አትክልት ሲሆን ስሙም ጎመን ይባላል።

በምስሉ ላይ የምትመለከቱት በሀገራችን ታዋቂ የሆነው እንጀራ የምናያት እናት ሰፌድን በመጠቀም ተጋግር ከደረሰ በኋላ ስታወጣው ያሳያል።

በምስሉ ላይ የምትመለከቱት በቤት ውስጥ የሚዘጋጅ የመዋብያ ዕቃ ሲሆን በተለይ ደግሞ ሴቶች ፊታቸውን ለማጥራት ይጠቀሙበታል። የሚጠቀሙት ግብዓት ደግሞ ቡና እና ማር ነው።

በምስሉ ላይ የምትመለከቱት የተፈጥሮ የላም ወተት ሲሆን በውስጡ ያሉት ባክቲሪያዎችና የተለያዩ በሽታ አምጪ ተዋህሲያን ከውጡለት በሃላ ታሽጎ ይሸጣል።

የተለያዩ ባህሎች የራሳቸው የሆነ ልዩ የጥበብ አገላለጽ ዘይቤ ያላቸው ሲሆን ይህም የዓለምን የባህል ብዝሃነት ያሳያል።

በምስሉ ላይ የምንመለከተው ከሀገራችን እንቁ ውድና በጣም ታዋቂ ከሆኑ ሰአሊያን መካከል አንዱ የሆኑት ሜትር አርቲስት አፈወርቅ ተክሌ ናቸው።

በምስሉ ላይ የምትመለከቱት በሀገራችን በኢትዮጵያ ታዋቂ የሆነው ቡና አቀራረብ ስነስርዓት ሲሆን ቡና ከነ ቡና ቁርሱ ወይም ደግሞ ፈንድሻ ከምንለው ጋር ቀርቦ እናየዋለን።

በምስሉ ላይ የምንመለከተው በሀገራችን የባህላዊ ምግቦች ውስጥ አንዱ የሆነው ሽሮ ከነማቅረቢያ ሸክላው እና እንጀራ እናያለን።

ምስሉ ላይ የምንመለከተው በሀገራችን ኢትዮጵያ የነበረው የሙዚቃ አቀንቃኝ አርቲስት ማዲንጎ አፈወርቅ ሲሆን በ2015 ከዚህ አለም በሞት ተለየ ።

የምትመለከቱት የዱር እንስሳ ሀገራችን ኢትዮጵያ ብቻ የሚገኝ ብርቅዬ እንዲሆን በመጥፋት ላይ ያለ የዱር እንስሳት ሲሆን ስሙ ዋልያ ይባላል። ይህ የእንስሳ ለብሄራዊ ቡድናችን መጠሪያ ሆኖ ያገለግላል።

በምስሉ ላይ የምትመለከቱት በሀገራችን ኢትዮጵያ ታዋቂ የሆነው የባህል ህክምና ሲሆን እጁን ከተሰበረ ወይም ከወለቀ በኋላ በማሸት በፋሻ ጠቅልለው ከአንገቱ ጋር ያስሩታል ይህም በቀላሉ እንዲያገግም ይረዳዋል ።

በምስሉ ላይ የምትመለከቱት በተለያዩ የአለም ሀገራት ላይ የተለያዩ ሜዳልያዎችን ይዘው የመጡ ውድ አትሌቶቻችን የአቀባበል ስነ ስርአት እየተደረገላቸው ያመለክታል።

የጥበብ ትምህርትና ስልጠና ግለሰቦች የፈጠራ ችሎታቸውን እንዲያዳብሩና ለባህል ዕድገት አስተዋጽኦ እንዲያደርጉ ያበረታታል።

በምስሉ ላይ የምንመለከተው በሀገራችን ኢትዮጵያ አብዛኛውን ወደ ሰሜኑ ክፍል ወደ ትግራይ አካባቢ የሚገኝ ባህላዊ ምግብ ወይም ጥህሉ ሲመገቡ እናያለን።

በምስሉ ላይ የምትመለከቱት ከቤት ውስጥ መገልገያ እቃዎች ውስጥ ዋነኛው ሲሆን በሀገራችን የተያዩ ምግብን ለመስራትየምንጠቀምበት ብረት ድስት ነው።

በምስሉ ላይ የምትመለከቱት የራያ ወጣቶች ከነባህላዊ ልብሳቸው እንድሁም ከትልቅ አባት ጋር ሁነው በመቀመጥ እየተወያዩ እንመለከታለን።

በምስሉ ላይ የምትመለከቱት በሀገራችን ኢትዮጵያ በተለይም ከቅርብ ጊዜ ወዲህ በጣም እየተለመደ የመጣው በተለያዩ ዝግጅቶች ላይ አስፈላጊ የሆነው የፆምና የፍስክ አገልግል ነው።

በምስሉ ላይ የምትመለከቱት በኢትዮጵያ ዋና ምግቦች መካከል አንዱ የሆነው የፆም ምግብ ሲሆን እሱም በምስሉ ላይ የምንመለከተው ምስር ወጥ ከጎመን ጋ እና ከእንጀራ ጋ ነው።

በምስሉ ላይ የምትመለከቱት የባህር መጓጉያ ሲሆን ርቀቱ የሚታወቀ እና ትልቅ ጉዞዎችን የሚያካሂደው መርከብ ነው።

በምስሉ የምንመለከተው የፍራፍሬ አይነት የወይን ፍሬ ሲሆን ይህም ለምግብነት እንድሁም ደግሞ ለመጠጥ መስሪነት ያገለግላል።

በምስሉ ላይ የምትመለከቱት በሀገራችን ኢትዮጵያ ከምትታወቅባቸው ዋነኛና ባህላዊ ምግቦች መካከል አንዱ የሆነው የዶሮ ወጥ እና እንጀራ ነው።

ምስሉ ላይ የምንመለከተው የቤት እቃ ሲሆን በተለይ ሴቶች ራሳቸውን ለማስዋብ የሚጠቀሙበት መገልገያ እቃ ነው ።

በምስሉ ላይ የምትመለከቱት በተለያየ ሀገራት የተለያዩ የሚያመርታቸውን እቃዎቶች ለማስተዋወቅ ሲሉ የሚያዘጋጁት የባዛር እና አገልግሎት ነው።

በምስሉ ላይ የምንመለከተው በሀገራችን ኢትዮጵያ በጣም ታዋቂ የሆነው እንጀራ ሲስራ ወይም ሲጋገር ያሳያል።

በሀገራችን ኢትዮጵያ በዋነኝነት ከሚሰጡ መሠረታዊ አገልግሎት ውስጥ የመብራት አገልግሎት ሲሆን በምስሉ የምትመለከቱት በሀገራችን ዋና ከተማ በአዲስ አበባ የሚገኘው የመብራት እና የኤሌክትሪክ አገልግሎት ዋና ጽህፈት ቤት ነው።

በምስሉ ላይ የምትመለከቱት በሀገራችን ኢትዮጵያ ከሚገኙ ወጣትና አንጋፋ አቀንቃኞች መካከል አንዱ የሆነው በቅጥል ስሙ ቴዲ አፍሮ ተብሎ የሚታወቀው ዶክተር ቴዎድሮስ ካሳሁን።

በምስሉ ላይ የምትመለከቱት አገራችን ኢትዮጵያ እንዲሁም መገኛው እንደሆነ የሚነገርለት ባህላዊ የቡና አቀራረብ ስነስርአት ነው።

በምስሉ ላይ የምትመለከቱት በተለያየ ቤት ውስጥ የሚሰራ የግል ንፅህና መጠበቂያ መታጠቢያና መፀዳጃ ቦታ ነው።

በምስሉ ላይ የምትመለከቱት የሀገራችን ባህላዊ ጌጣጌጥ ሲሆን በተለይ ደግሞ በጎጃም ሴቶች በደንብ የሚደረግ የጌጣጌጥ አይነት ነው።